በዚህ ምስል ላይ የምንመለከተው የአስራ ሁለተኛ ክፍል ተማርዎች ወይን ጠጅ የሆነ ጋውን በመልበስ እና ሰርተፍኬታቸውን በመያዝ በጋራ በመሆን የተነሱት የማስታወሻ ፎቶ ነው ።

እንጀራ በወጥ በሀገራችን ኢትዮጵያ በብዛት ደግሞ በአማራ ክልል የሚታዎቅ አብዛኞቻችን ደግሞ የምንመገበው፣ በጣም የምንወደው ፣ የኢትዮጵያ ታዋቂ የምግብ አይነት ነው።

ኢትዮጵያ ውስጥ የተለያዩ ስፖርት አይነቶች ይገኛሉ :: አማራ ክልል ላይ ደግሞ ባህርዳር ላይ በስፋት ከሚዘወትሩ የስፖርት እንቅስቃሴዎች አንዱ ዋና

በዚህ ምስል ላይ የምንመለከተው በኢትዮጵያ ተወዳጅ የሆነውን የምግብ አይነት ነው። በዚህ ምግብ ውስጥም እንጀራ ፣አልጫ ክክ፣ ሰላጣ እና ቀይ ምስር እንመለከታለን።

የዳቦ መጋገሪያ ማሽኖች በተለያዩ መጠንና ዓይነቶች የቀረቡ ከቤት ውስጥ እስከ ዳቦ መሸጫ ብሎም ደግሞ እስከ ትልልቅ ኬክ ቤቶች የሚገኝ ዳቦ ለመጋገር የምንጠቀምበት ዘመናዊ ማሽን ነው።

ኢትዮጵያ ውስጥ ብዙ የቤትና የዱር እንስሳቶች ይገኛሉ። ከቤት እሳቶች መካከል ድመት፥ ውሻ፥ ፈረስ የመሳሰሉ ሲገኙበት የዱር እንሰሳቶች ውስጥ ደግሞ ዝሆን፥ አንበሳና የመሳሰሉት ይገኛሉ።

ሱፐር ማርኬት የተለያዩ አይነት የወተት እና የስጋ ምርቶች የታሸጉ ምግቦች ፍራፍሬ አትክልት የቤት ውስጥ የፅዳት መገልገያዎች የኤሌትሮኒክስ እቃዎች ብቻ ብዙ ምርቶች ደህንነታቸውን በጠበቀ መልኩ በአንድ ላይ የምናገኝበት ቦታ ነው ።

ከዚህ ምስል የምንመለከተው "ማማስ ቾይስ" ይባላል። ማማስ ቾይስ በእንዱሪጋጎሪ የሚመረት የህጻናት ምግብ ነው። ብዙዉን ግዜ እንደ ስንዴ፣ ገብስ በቆሎ የያዘ ነው።

እዚህ ምስል ላይ የምንመለከተው በአማራ ክልል በጎንደር ከተማ የሚገኘውን ታሪካዊ ስፍራ ፋሲል ግንብ ነው። ፋሲል ግንብ በ 17 ኛው ክፍለ ዘመን በአጼ ፋሲለደስ የተመሠረተ የኢትዮጵያ ነገስታት ቤተ መንግስት የነበረ ነው።

እዚህ ምስል ላይ የምንመለከተው የኢፌድሪ የህዝብ ተወካዮች አርማን ነው። የኢትዮጵያ ፌዴራላዊ ፓርላማ የታችኛው ምክር ቤት ሲሆን በአዲስ አበባ ከተማ የሚገኘው ሲሆን አምስት መቶ አርባ ሰባት አባላቶች አሉት።

በዚህ ምስል ላይ የምንመለከተው የኢትዮጵያ ፌደራል ፖሊስ አርማን ነው። የኢትዮጵያ ፌደራል ፖሊስ የኢትዮጵያ ህግ አስከባሪ ኤጀንሲ ነው። በአስራ ዘጠኝ ዘጠና አምስት ዓመተ ምህረት የተመሠረተው ህግን ለመጠበቅ ፤ህገመንግስቱን ለማስከበርና ወንጀልን ለመከላከል ነው።

ኢትዮጵያ ውስጥ ከሚታቁ መጠጦች ውስጥ አንዱ ጠጅ ነው። ጠጅ ከማር፣ ከዉሃ እና ከጌሾ የሚጣል እጅግ በጣም ተወዳጅ የሆነ ብዙ ጊዜ ደግሞ በበአላትና ዝግጅቶች ሲኖሩ የሚዘጋጅ የኢትዮጵያ ባህላዊ መጠጥ ነው።

በዚህ ምስል ላይ ሎሚ ዝንጅብል እና በትንሽዬ ዕቃ ማር ተቀምጦ እንመለከታለን። ጎን ላይ ደግሞ ማሩ ሎሚው እና ዝንጅብሉ ከዉሀ ጋር ተዋህዶ በብርጭቆ ተቀምጦ እንመለከታለን።

በዙህ ምስል ላይ የምንመለከተው አንድ ሰው የሙዝ ልላጭን በመጠቀም ፊቱን ሲያጸዳ እንመለከታለን። እንደሚታወቀው ለፊት ጥራት በጣም ጠቃሚ የሆነ የምግብ አይነት ነው። እና አብዛኛዉን ጊዜ ሰዎች የፊታቸውን የቆዳ ጥራት ለመጠበቅ የሙዝ ልላጭን እንጠቀማለን።

ይህ ምስል የተወሰደ ከአማራ ሚዲያ ኮርፖሬሽን አንድ ሰአት ከ ዜሮ አንድ ላይ የብልጽግና ፓርቲ አመራሮች ጉብኝት በሚል ርእስ ከተላለፈ አርእስተ ዜና ላይ ነው። ምስሉ ላይ የምንመለከተው የአማራ ክልል ርእሰ-መስተዳድር የሆኑትን አቶ አረጋ ከበደን ነው።

እዚህ ምስል ላይ የምንመለከተው በአብዛኞቻችን ዘንድ ተመራጭ የሆነውን ዶቭ የሰዉነት ቅባት ነው። ዶቭ ለደረቀ፣ ለተጎዳ ሰዉነት የሚሆን ሽታዉ ለረጅም ጊዜ የሚቆይ የሰዉነት ቅባት ነው።

ልታከማህበራዊ ሚዲያዎች ውስጥ አንዱ ሲሆን አሁን ላይ ሁሉም በሚባል ደረጃ የሚጠቀሙት መረጃ አለማግኘት ከሰዎች ጋር ሰው መረጃ ለመለዋወጥ ሰው ጋር ለመደዋወል ለመገናኘት ብቻ ብዙ ነገሮችን ለማድረግ የምንጠቀምበት ነው።

ዕጽዋት ህይወት ካላቸው ነገሮች መካከል ውስጥ የሚመደቡ ሲሆኑ ለሰው ልጆች እና ለእንስሳት ኦክስጅን የሚሰጡ ለእንስሳቶች ለመኖሪያነት ለሰው ልጆች ደግሞ የተለያዩ እቃዎችን ለመስራት የምንጠቀምበት አለም አለም ሁና እንድትቀጥል ወሳኝ የሆኑ ነገሮች ናቸው።

ጫማ የሰው ልጅ እግሩን ለመጠበቅና ምቾት ለማግኘት አስቦ የሰራው ነው። አለማችን ላይ በቁጥር ልግለፁ የማይችሉ የጫማ አይነቶች አሉ ።እነዚህ የጫማ ዐይነቶች ደግሞ ሁሉም ሰው ይጠቀማቸው ዘንድ የተለያየ መጠን አላቸው።

እዚህ ምስል ላይ የተለያዩ ቀለማት በተለያዩ ፍራፍሬዎች ተወክለው እንመለከታለን። ምስሉ ላይ ሶስቱ መሰረታዊ ቀለማት ተብለው የተቀመጡት ቀይ፣ ሰማያዊ እና ቢጫ ሲሆኑ ፤ ሁለት ቀለማትን ስናደባልቅ የምናገኘው አዲስ ቀለም ተብሎ የተቀመጡት ደግሞ ወይን ጠጅ፣ ብርቱካናማ እና አረንጓዴ ቀለማት ናቸው።

እዚህ ምስል ላይ የምንመለከተው ከፍራፍሬ አይነቶች መካከል እጅግ በጣም ተወዳጁ እና ጣፋጭ የሆነውን የፖም ፍሬ ነው። ፖም ብዙ ጥቅሞች አሉት። ከጥቅሞቹ መካከልም ለምግብነት እንጠቀመዋለን። የተለያዩ ምርቶችን ለማምረትም እንጠቀመዋለን።

ይህ የአንድ ነገር መለያ ወይም መገለጫ ናው። ለምሳሌ ባንዲራ መመልከት እንችላለን። የአንድ ሀገር መለያ ሲሆን የተለያየ ቀለማቶች የያዘ ሲሆን እያንዳንዱ ቀለም ደግሞ የራሱ ፍች ያለው ነው።

እዚህ ምስል ላይ የምንመለከተው ከፍራፍሬ ዓይነቶች መካከል ተወዳጅ የሆነውን የእንጆሪ ፍሬ ነው። ኢንጆሪ በቫይታሚን ሲ የበለፀገ ሲሆን በተለምዶ እንደ ጣፋጭ ፍራፍሬ በባዶ እንመገባለን። እንደ መጋገሪያ ወይም ኬክ ማሟያነት ያገለግላል። እና ከዛም አልፎ በብዙ መንገዶች ልንመግበው እንችላለን።

እዚህ ምስል ላይ የምንመለከተው ከቢራ አይነቶች መካከል አንዱ የሆነዉን ሃበሻ ቢራ ነው ፤ ሀበሻ ቢራ በብዙ ሰዎች ዘንድ ተመራጭ የሆነ ሲሆን ፤በኢትዮጵያ ከገብስ ብቅል፣ ከሆፕ፣ እና ከእርሾ የሚመረት ነው።

በዚህ ምስል ላይ የምንመለከተው የቲማቲም አሳ ነው :: በዚህ የቲማቲም አሳ ዉስጥ አንድ ግለሰብ የበሰሉ የሚያማምሩ ትማቲሞቺን እየለቀመ እንመለከታለን ::

ባህርዳር ከተማ ውስጥ ከሚታወቁ ቡና ቤቶች ውስጥ አንዱ ውዴ ቡና ነው። ውዴ ቡና በጣም ተወዳጅ የሆነ ብዙ ሰዎች ከጓደኞቻቸው ጋር ወይም ደግሞ ብቻቸውን ሄደው ጊዜ ለማሳለፍ የሚመጡት ከሰርፅ ድንግል ትምህርት ቤት ጎን የሚገኝ ቆንጆ ቦታ ነው።

እዚህ ምስል ላይ እንጀራ ፣ ቲማቲም ቁርጥ፣ ቃሪያና ሽሮ እንመለከታለን። እንዲህ አይነቱ አመጋገብ ብዙ ጊዜ ኢትዮጵያ ውስጥ ምሳ ሰአት ላይ የሚቀርብ ሲሆን በጣም ቀላልና ጤናማ የሆነ አመጋገብ ነው።

እግር ኳስ : በሁለት ቡድኖች መካከል የሚደረግ ሲሆን፣ ተጫዋቾች ኳስን በእግራቸው እየመቱ ወደ ተጋጣሚው ጎል በማስገባት የሚወዳደሩበት በዓለም ላይ በስፋት የሚታወቅ ስፖርት።

እዚህ ምስል ላይ የምንመለከታቸው የቢሾፍቱ ባሶችን ነው። የቢሾፍቱ አውቶብሶች በብረታ ብረትና ኢንጂነሪንግ ኮርፖሬሽን የተገጣጠሙት በቢሾፍቱ ከተማ ስለሆነ፤ ቢሾፍቱ አውቶቡሶች ተብለው ተሰይመዋል።

በዚህ ምስል ላይ ሁለት ስኒዎች በቡና ተሞልተዉ እና አጠገባቸዉ ደግሞ ፈንዲሻ ተቀምጦ ይታያል።

እዚህ ምስል ላይ ሁለት ሽ ሬስቶራንት የሚል ባነር እንመለከታለን። ይህ ባነር ስድስት አይነት ምግቦች እና ስልክ ቁጥርን የያዘ ነው። ጎን ላይ ደግሞ ደንበኞች የሚስተናገዱበት ወንበር እና ጠረጴዛ በተለያዩ አትክልቶች ተከቦ እንመለከተዋለን።

በምስሉ ላይ የምንመለከተው የአዲስ አበባ ቤቶች ልማት ኮርፖሬሽን አርማን ነው። የአዲስ አበባ ቤቶች ልማት ኮርፖሬሽን በአዲስ አበባ የሚታየውን ከፍተኛ የመኖሪያ በቤት እጥረት ለመቅረፍ እና ጥራት ያላቸው እና ደረጃቸውን የተበቁ ቤቶችን በፍትሃዊ የስርጭት ስራ በማሟላት በተመጣጣኝ ዋጋ በመገንባት እና በማከፋፈል ላይ ያረኮረ የመንግስት ኤጀንሲ ነው።

በምስሉ ላይ የምንመለከተው የተማሪዎች የውጤት ካርድ ነው። አማርኛ ፣ እንግሊዝኛ ፣ ሂሳብ ፣ ሳይንስ ፣ ታሪክ መቶ መቶ ዉጤት ተመዝግቧል ፤ ሙዚቃ ላይ ደግሞ መቶ አንድ ዉጤት ተመዝግቧል ፤ ነገር ግን ከታች አልተዘዋወረችም ነው የሚል።

አርማ የአንድ ነገር መለያ ወይም መገለጫ ነው። ለምሳሌ የባህር ዳር ዩኒቨርስቲን አርማ ማየት እንችላለን። ይህ አርማ ዩኒቨርስቲው ከሌሎች ዩኒቨርሲቲዎች የሚለይበት እና ደግሞ ዩኒቨርስቲው ይገልጸኛል ብሎ የሚያስባቸውን ነገሮች ያካተተበት ነው።

የሀይማኖት ትምህርት የሀይማኖት አባቶች የእምነቱን ስርአቱን በጠበቀ መልኩ የሚያስተምሩት ለመንፈሳችን ምግብ የሆነ ከአለማዊ ትምህርት በተጨማሪ ሁሉም ሰው ሊማረው እና የተማረውን ደግሞ ሊተገብረው የሚገባ ትልቅ ትምህርት ነው ።

እዚህ ምስል ላይ ሁለት ሴቶች ለአሸንዳ የሚለበሰውን አለባበስ ለብሰው ጸጉራቸዉን ሹርባ ተሰርተው እንመለከታቸዋለን። አሸንዳ በሴቶች እና ልጃገርዶች ዘንድ የሚከበር ሲሆን በትግራይ ክልል በሚገኝ የኦርቶዶክስ እምነት ተከታዮች በየአመቱ በነሀሴ ወር ይከበራል።

እዚህ ምስል ላይ ስፋት ያለው የቤት እቃዎች መሸጫ እንመለከታለን። ከዚህ የቤት እቃዎች መሸጫ ውስጥ ብዙ እቃዎች እናያለን። ከእነዚህም ውስጥ ሶፋ ከነጠረጴዛው፣ የተለያዩ አልጋዎች፣ ቁም ሳጥኖች እና የመሳሰሉት አሉበት።

እዚህ ምስል ላይ የምንለከተው በ2016 የተመረቅውን ባህር ዳር የሚገነውን አዲሱን ድልድይ ነው። ይህ ድልድይ ወደ አባይ ማዶ የሚወስድ ድልድይ ሲሆን በጣም በሚያምር እና በሚያስገርም ሁኔታ የተሰራ አዲስ ድልድይ ነው።

ተማሪዎች አስራሁለተኛ ክፍል ጨርሰው፥ የማጠቃለያ ሀገር አቀፍ ፈተና ተፈትነው፥ ውጤት ከመጣላቸዉ በኋላ ገብተው የሚማሩት የዩኒቨርሲቲ ትምህርት ይባላል። የዩኒቨርሲቲ ትምህርት የአብዛኛው የህይወት መንገድ የሚወሰንበት፥ ብዙ ነገሮች የምንማርበት የትምህርት ዓይነት ነው።

በዚህ ምስል ላይ ብዙ ሰዎች ይታዩና ፊት ለፊት ላይ ያሉት ሁለቱ ወጣት ሞዴሎች ፋሽን ሾው በማቅረብ ላይ ይገኛሉ። ሴቷ ሞዴል የለበሰችው ልብስ ደብዘዝ ያለ አረንጓዴ ቀሚስ ሲሆን ፤ ወንዱ ደግሞ ደብዘዝ ያለ አረንጓዴ ቀለም ያለው ቲሸርት ወይም ሸሚዝ በነጭ ሱሪ ለብሶ ይገኛል። ከኋላቸው ያሉት ሰዎች እነሱን በማየትና ይህን ፋሽን ሾው በመታደም

የሃይማኖት ትምህርት የሃይማኖት አባቶች የእምነቱን ስርዓት በጠበቀ መልኩ የሚያስተምሩት ፥ ለመንፈስ ምግብ የሆነ ፥ ከአለማዊ ትምህርት በተጨማሪ ሁሉም ሰው ሊማረው እና የተማረውንም ሊተገብረው የሚገባ ትልቅ ትምህርት ነው።

በዚህ ምስል ላይ የምንመለከተው በባህርዳር ከተማ ቀበሌ 16 የሚገኘውን ሆምላንድ ሆቴል ነው። ሆምላንድ ሆቴል ለቤተሰብ ተስማሚ የሆነ በውስጡም የእንግዳ ማረፊያ ጂም የመዋኛ ገንዳ መናፈሻ ያለው ትልቅ ሆቴል ነው።

ላይ የምንመለከተው ኢትዮጵያ ውስጥ በጎንደር ከተማ ፋሲል ግንብ ተብሎ የሚጠራውን የአፄ ፋሲለደስ ቤተ መንግስት ነው። ይህ ቤተ መንግስት የተመዘገበ ጥንታዊ የኢትዮጵያ ቅርስ ነው።

ውሻ ከቤት እንስሳ ውስጥ የሚመደብ ሰዎች ዘንድ እጅግ በጣም ተወዳጅ የሆነ ፤የታማኝነት መገለጫ የሆነ፤ ጥበቃ አገልግሎት የሚውል፤ ስጋ የሚመገብ የሆነ ደስ የሚልና የሰው ልጅ ጓደኛ ሊሆኑ የሚችል እንስሳ ነው።

እዚህ ምስል ላይ ሶስት ተወዛዋዦች የአገውን ባህላዊ ልብስ ለብሰው የአገውን ጭፈራ እየጨፈሩ እንመለከታለን። እነዚህ ሴቶች በእጃቸው የያዙር ስፌድ ሲባል ብዙ ጊዜ የአገው ጭፈራ በሚጨፈርበት ጊዜ ሲተቀሙት እንመለከታለን።

በዚህ ምስል ላይ የምንመለከተው የፍሬንድስ ኢንተርናሽናል ቴኳንዶ ክለብ ያስተማራቸውን ወይም ያሠለጠናቸውን ልጆች ለማስመረቅ ያዘጋጀውን ታላቅ የምረቃ በአል እንድንታደም ያዘጋጀውን እንደመጥሪያ ካርድ የሚያገለግለንን ማስታወቂያ ነው። ይህ ማስታወቂያም የተለያዩ ነገሮችን ይዟል ለምሳሌ የአሰልጣኙን ስም ስም ስልክ ቁጥር የመግቢያ ዋጋው አድራሻውንና ሎጎዎችን የተለያዩ ነገሮችን እንመለከታለን።

ዳማከሴ ኢትዮጵያ ውስጥ በስፋት የሚታወቅ እና ለመድኃኒትነት የሚውል እፅዋት ነው። ዳማከሴ ለምች፣ ለብርድ፣ ለጉንፋን ብቻ ለብዙ ህመሞች መድሃኒት ሲሆን በብዙ አይነት መንገድ የምንጠቀመው የእፅዋት አይነት ነው ።

እዚህ ምስል ላይ የምንመለከተው የዩኒክ ኢትዮጵያ ኢንጅነሪንግ ህትመትና ማስታወቂያ አስቲከር ወይም ባነር ነው። እዚህ አስቲከር ወይም ባነር ላይ ስልክ ቁጥራቸው ፣ አድራሻቸው ፣ ኢሜላቸውና ዌብሳይታቸው ተካቶ እንመለከታለን። ከዛም በተጨማሪ የሚሰሯቸው የተለያዩ ስራዎች ከታች ተዘርዝርዝረው እንመለከታለን።

ከውበት መጠበቂያዎች ውስጥ አንዱና ተወዳጅ የሆነው ቀሲል ነው። ቀሲል ከጎብ ዛፍ የሚገኝ ዱቄት ሲሆን በሱማሌ እና በኢትዮጵያውያን ሴቶች በተለምዶ ቆዳን ለማጽዳት እና ለፀጉር የሚጠቀሙበት ነው።

ምስሉ ላይ የምንመለከተው የዱሩ ሳሙናን ሲሆን የተለያዩ ነገሮች ተፅፈውበት እናያለን ።

እዚህ ምስል ላይ ጥራቱን የጠበቀ ዘመናዊ የወጥ ቤት ካቢኔት እንመለከታለን ።ይህ ካቢኔ የራሱ መታጠቢያ ያለው ብዙ መሳብያዎች ያሉት። ለፍሪጅ ማስቀመጫ ቦታ የተተወለት የሚያምር ካቢኔ ነው።

ቴሌቪዥን በአብዛኞቻችን ቤት ውስጥ የሚገኝ ኤሌክትሮኒክስ ዕቃ ነው ቴሌቪዥን መረጃ ለማግኘት ፊልም ለማየት ጌም ለመጫዎት ብቻ ለብዙ ነገሮች የምንጠቀምበት ሲሆን የተለያየ አይነትና መጠን አለው ::

ይህ ምስል የተወሰደው ከአማራ ሚዲያ ኮርፖሬሽን ዘጠኝ ሰዓት ከአስራስድስት ላይ ከጎንደር ከተማ ቀጥታ ሲስተላለፍ የነበረውን ፕሮግራም ነው። ይህ ፕሮግራም የተዘጋጀው አስራስድስተኛውን የአማራ ክልል የባህልና ስነ ጥበብ ፌስቲቫል በሚል ርዕስ ነው።

በዚህ ምስል ላይ የምንመለከታት እጅግ በጣም ታዋቂና ተወዳጅ የሆነችው ዘፋኝ ገነት ማስረሻ ናት። ገነት ማስረሻ ብዙ ጥሩ ጥሩ ስራዎችን ለኢትዮጵያ ያበረከተች በተለይ ደግሞ በዘፈኖቿ የምትታወቅ ኢትዮጵያዊ ዘፋኝ ነች።

አቮካዶ ከፍራ ፍሬ አይነቶች ውስጥ አንዱ ነው:: አቭኦካዶ በሰዎች ዘንድ እጅግ በጣም ተወዳጅ የሆነ በቫይታሚን የበለፀገ ስለሆነ ደግሞ በስፖርት አፍቃሪዎች ውስጥ በጣም የሚፈልግ በብዙ ዓይነት መንገድ ልመገበው የምንችል ከምግብነት በዘለለ ደግሞ ለፀጉርና ለፊት የሚሆን አስፈላጊ ፍራ ፍሬ ነው ::

ተፈጥሮ እጽዋትን፣ እንስሳትን፣ መልክዓ ምድሮችን እና የአየር ሁኔታዎችን ጨምሮ ሁሉንም ሂወት ያለውንና ህይወት የሌለውን ነገር የያዘ በጣም አስፈላጊ የሆነ እና የሰውን ልጅ እንክብካቤና ጥበቃ የሚፈልግ ወይም የሚሻ ነገር ነው።

ኦርቶዶክስ አለማችን ላይ ገናና ከሆኑ ሃይማኖቶች ውስጥ አንዱ ነው ። የኦርቶዶክስ ተዋህዶ ቤተክርስቲያን ከአራተኛው መቶ ክፍለ ዘመን ጀምራ የነበረች የረጅም አመት ታሪክ ባለቤት የሆነች በክርስቶስ ደም የተመሰረተች ትልቅ ሀይማኖት ናት ።

እዚህ ምስል ላይ ስዎች የአገውን ባህላዊ አለባበስ ለበሰው የአገውን ባህላዊ አጨፋፈር ሲጨፍሩ እንመለከታቸዋለን። በእጃቸው የያዙት ዣንጥላ የአገው ዣንጥላ በመባል ሲታወቅ ፊት ላይ ያለው ወንዱ የያዘው ደግሞ ጋሻ ይባላል?

የዩኒቨርሲቲ ትምህርት ተማሪዎች አስራ ሁለተኛ ክፍልን ጨርሰው የማጠቃለያ ሃገር አቀፍ ፈተናን ተፈትነው ውጤት ከመጣላቸው በኋላ ገብተው የሚማሩበት ሲሆን፤ የአብዛኛው ተማሪ የሕይወት መንገድ የሚወሰንበት ነው።

እዚህ ምስል ላይ ብዛት ያላቸው ቲማቲም እንመለከታለን። ቲማቲም በተለያየ አይነት አሰራር ልንመገበው የምንችል ከተለያየ አይነት ምግብ ጋር ልንወስደው የምንችል ለጤና ተስማሚ የሆነ በብዙዎች ዘንድ ተመራጭ የሆነ የአትክልት አይነት ነው።

በዚህ ምስል ላይ የምንመለከተው በኦርቶዶክስ እምነት ተከታዮች ዘንድ ትልቅ ቦታ ያለውንና በደማቁ ሁኔታ የሚከበረውን የጥምቀት በአል አከባበር ነው እዚህ ምስል ላይ እንደምንመለከተው ሰዎች ነጭ ልብሳቸውን ለብሰው እየታደሙ ይገኛሉ አንድ ወጣት ደግሞ ለታቦቱ ክብር የሚሆነውን ምንጣፍ ተሸክሞ እንመለከታለን።

የሀይማኖት አባቶች በእያንዳዱ የሀይማኖት ስርዓት መሰረት የእምነት ስርዓቱን የሚመሩ፤ ሀይማኖታዊ ትምህርቱን ለአማኞች የሚያስተምሩ፤ በሰዎች ዘንድ ትልቅ ፍቅርና ክብር ያላቸው የሀይማኖት መሪወች ናቸው።

እዚህ ምስሉ ላይ የምንመለከተው ፖስተር ቴሌብር ለሀያ ንቁ ተሳታፊዎች በየሳምንቱ የሚያዘጋጀውን የንቁ ተሳታፊዎች ሽልማት ዘጠነኛ ዙር አሸናፊዎች የሚያሳይልን ፖስተር ነው። ይህም ለእያንዳንዱ አሸናፊዎች አስር ጊጋባይት ሽልማት የሚሰጥ።

ይህ ምስል በአማራ ሚዲያ ኮርፕሬሽን የስድስት ሰዓት ዜና መፅሔት ላይ ስለ ኮኒደር ልማት ከተላለፈው ዜና የተወሰደ ምስል ሲሆን በዚህም ምስል ላይ አቶ አረጋ ከበደ አስቸጋሪ ሁኔታዎችን ወደ ጥሩ አጋጣሚ በመቀየር ህብረተሰቡን የልማት ተጠቃሚ ማድረግ የአመራር ሀላፊነት ሲል የተናገሩት ንግግርም ተካቶበታል።

በዚህ ምስል የምንመለከታቸው ብዛት ያላቸውን በ ሄርሺ ካምፓኒ የሚመረቱትን ሄርሺስ ሚልክ ቸኮሌቶች ናቸው። እነዚህ ቸኮሌቶች በአለማችን ላይ ተወዳጅነትን ያተረፉ በእያንዳንዱ እሽግ ውስጥ 220 ካሎሪን የያዙ ቸኮሌቶች ናቸው።

ምስሉ ላይ የምንመለከተው የፊዳል ሳሙና ማስታወቂያ ነው ።ፌዳል የእግርን መጥፎ ጠረን የሚያጠፋ ሳሙና ነው። እዚህ ሳሙና ላይ አድራሻ ተፅፎበት እናያለን።

በዚህ ምስል የምንመለከተው አትክልት ዝቃቅቤ ይባላል። ዚቃቅቤ በተለያዩ ቦታዎች የምናገኘው እና እንደ ቅመም የምንጠቀመው አትክልት ነው አብዛኛውን ጊዜ የኢትዮጵያ እናቶች በርበሬ ፥ ሽሮ ፥ የመሳሰሉ እህሎችን ለማዘጋጀት የሚጨምሩት የቅመም ዓይነት ነው።

ይህ ምስል አንድ በሰፊ አዳራሽ ውስጥ እየተካሄደ ያለ ስብሰባን ያሳየናል። በዚህ ስብሰባ ውስጥም ሴቶች ወንዶች ወታደሮች የተለያዩ የማህበረሰቡ አካላት ተሳትፈው እናያለን።

ከዚህ ምስል ላይ የምንመለከተው እንስሳት ዝሆን ይባላል። ዝሆን የምድር ትልቁ እንስሳት ሲሆን ዝሆን በአሁኑ ጊዜ የዝሆን ዝርያ የአፍሪካ ቁጥቋጦ ዝሆን ፣የአፍሪካ የደን ዝሆን ና የኢሲያ ዝሆን ተብለው ተለይተው ይታወቃሉ።

በዚህ ምስል ላይ አንድት ኢትዮጵያዊት ወጣት እንመለከታለን። ይች ወጣት በኢትዮጵያ ታዋቂ የሆነውን ሹርባ እና ደግሞ በጣም ታዋቂ የሆነውን የኢትዮጵያን ባህላዊ ልብስ ለብሳ እንመለከታለን። ከዛም በተጨማሪ ደግሞ የተለያየ ጌጣጌጦችን ለብሳ እናያታለን።

ከዚህ ምስል ላይ የምንመለከተው የፐርፕል ጁስ ባነር ነው። ከዚህ ባነር ላይ የጁስ ቤቱ ስም እና ስልክ ቁጥር ተጽፎ አንመለከተዋለን። ስልክ ቁጥርም 0918024849 ነው።

በምስሉ ላይ የምንመለከተው በባህርዳር ቀበሌ 13 የሚገኘውን አሲናራ ሆቴል ነው። ይህ ሆቴል በጣም የተደራጀ እና በጥሩ ሁኔታ የተገነባ ነው። ከፍተኛ ጥራት ያላቸው ክፍሎች ያሉት ንፁህ አልጋ እና መፀዳጃ ያለው ትልቅ ሆቴል ነው።

ይህ ምስሉ ላይ የምንመለከተው ዛንዜራ ነው። ዛንዜራ እንደውባ ከመሳሰሉት ከተለያዩ ወረርሽኞች እራሳችንን እንድንጠብቅ የሚያስችለን ሲሆን አሁን ላይ ተሻሽሎ በተለያዩ አማራጮች ቀርበውልናል።

ከዚህ ምስል ላይ ሶስት ወንድ ህፃኖች ይታያሉ። እነዚህ ህፃናት በቁመታቸው የተደረደሩ ይመስላሉ ።ከላይ ምንም ሳይለብሱ ከታች አረንጓዴ፣ ቢጫና ቀይ ቀለም ያላቸው ትንንሽየ ሻርቦች ለብሰው እናያቸዋለን።

ከዚህ ምስል ላይ የምንመለከተው ባህር ዳር ዉስጥ እጅግ በጣም ታዋቂና ተወዳጂ ከሆኑት ትልልቅ ሆቴሎች ውስጥ አንዱ የሆነው ኩሪፍቱ ሪዞርት እና ስፍራ ነው። ኩሪፍቱ በኢትዮጵያ አስደናቂ የተፈጥሮ ዉበት የተከበበ እና ሰላማዊ የሆነ ቦታ ነው።

ድሮ ድሮ ሀገራችን ላይ ባልተጋነነ ሁኔታ ሲከበር የነበረው የሽምግልና ስነስርአት አሁን ላይ ምስሉ ላይ እንደምንመለከተው ከሰርግ ባልተናነሰ መልኩ በደንብ ተጊጠን አዘጋጅተን በደማቁ ሁኔታ እናከብረዋለን።

በአብዛኛው የሀገራችን ክፍል ለመጓጓዣነት የምንጠቀመው ተሽከርካሪ ታክሲ ነው ። ይህ ምስሉ ላይ የምንመለከተው የኤርፖርት ታክሲ በመባል የሚታወቀው ብዙ ጊዜ ወደ ኤርፖርት ስንሄድና ስንመለስ የምንጠቀምባቸው የታክሲ አይነቶች ናቸው።